በምስሉ ላይ የምናየው "ማማ ወተት" ይላል። ይህም በሰማያዊ፣ ነጭ እና አረንጓዴ ምስል አለው። እንዲሁም ከኢትዮጵያ መድሀኒት ደህነት ቁጥጥር ባለሥልጣን ማረጋዮች የተሰጠለው እናም ግማሽሊትር መሆኑን ያሳያል።